የካቶሊክ ሚሲዮን ትምህርት ቤቶች በካቶሊክ እምነት አስተምሮነት ስር የላቀ ት/ት ጥራት እሚሰጡ ልዩ ልዩ የሆኑ ት/ት ቤቶች ስብስብ ካቶሊክ ሚሽዮን ትምህርት ቤቶች ናቸዉ።

አንደኛ ደረጃ ትምህርት ቤት በከተማዋ የተለያዩ አካባቢዎች ቅርንጫፎች ያሉት በብዙ ወላጆች እንደሚታወቅ የግል ትምህርት ቤት ነው ትምህርትን በጥራት የሚሰጥ የአንደኛ ደረጃ ትምህርት ቤት ነው።

የጎንደር ዩኒቨርሲቲ በ 1954 ዓ.ም የጤና ኮሌጅ ሁኔታ የተመሰረተ ነው በክምናና ጤና ሣይንስ ዘርፎች ባለው አስተዋጽኦ ይታወቃል። ታሪካዊና ባህላዊ ትስስር ያለው ተቋም ነው።

የኮምፒውተር ክፍሎች ተማሪዎች ዲጅታል ክህሎት እንዲያዳብሩ እና መረጃ እና ኮሚኒኬሽን ቴክኖሎጂ እንዲማሩ የሚረዱ የኮምፒውተር ስብስብ ያሉባቸው ክፍሎች ናቸው። ከዘመናዊው አለም ጋር ለመተዋወቅ ያገለግላሉ።

የኢትዮጵያ ብሔራዊ ቤተመፃፍትና ቤተ መዛግብት 1994 ዓ.ም የተመሰረተ ነው የሀገሪቱ ቤተ መዛግብትና የህትመት ቅርስ የሚጠበቅበት ስፍራ ነው ኢትዮጵያ የታተሙ ሁሉ ጽሁፎች ተሰባስበው የተቀመጡበት ነው።

የንፅህና አጠባበቅ እና የውሃ አያያዝ ትምህርት በማህበረሰቡ ውስጥ ትክክለኛ የእጅ አስተጣጠብ ፣የመጠጥ ውሃ አጠቃቀም እና የቆሻሻ አወጋገድን በተመለከተ ግንዛቤን ይፈጥራል። ይሄ ውሃ ወለድ በሽታዎችን ለመከላከል ወሳኝ ነው።

የኬሚካል ምህንድስና ወይም ደግሞ ኬሚካል ኢንጂነሪንግ ተብሎ የሚጠራው በምግብ፣ በፍርማሲስቲካል እና በዘይት ማቀነባበሪያ ኢንዱስትሪዎች ውስጥ የሚሰራ ሙያ ነው።

የህጻናት እና የማህበረሰብ ቤተመጻፍት በዋናነት በኢትዮጵያ ቅድስና በመሰሉ ድርጅቶች የሚቋቋም ሲሆን ፍቅርና የመሰረታዊ ፊደል ዕውቀት እንዲያዳብሩ የሚያግዝ ነው።

የሰላም ግንባታ የግጭት መፍቻ ትምህርት በተለያዩ ክፍል መካከል ግንባታና መቻቻል ለማጎልበት ነው ተሳታፊዎች በሰላማዊ መንገድ ግጭቶችን መፍታት ብሩና መግባባት እንዲፈጥሩ ያግዛል።

የሴቶች አቅም ግንባታ ፕሮግራሞች እዲሁም ውመን ፕሮግራም ሴቶች ኢኮኖሚ በማህበሪዊ ና የፖለቲካዊ መስክ ተሳታፊቸውን እንዲያሳድጉ የሚረዱ ሥልጣናዎች ናቸው። የሥራ ከሎት ሥልጣና የትምህርት ክፍተትን መሙላት ስለ ጾታ እኩልነት ግንዛቤ መስጠትን ያካትታል።

ደብረ ብርሃን ዩኒቨርሲቲ ውስጥ የሚገኝ 20 አቅር የሆነው ዩኒቨርሲቲ ሲሆን በመህንዲስ እና በጤና እና ግብር እና ትምህርቶች ላይ ትኩረት ያደረገ ተቋም ነው።

አልፈሩብ ትምህርት ቤት በስልምና እሴቶች እና ስነምግባርድ ላይ የተመሰረተ የግል ትምህርት ቤት ነው። የአገር ውስጥ ሥርዓተ ትምህርትን ከሃይማኖታዊ ትምህርት ጋር አጣምሮ ይሰጣል። ይህ አንዱና አንደኛው ደረጃ ትምህርት ቤትም ነው።

ሴንተራል አካደሚ በትምህርት ጥረቱ እና በጠንካራ የተማሪዎች ዲስፕሊን የሚታወቅ የግል አንደኛ ደረጃ ትምህርት ቤት ነው ይህ እንግዲህ ትምህርትን በጥራት መስጠት ላይ ይታወቃል።